የጥምቀት ጉዞ ይህ የጉዞ አይነት ጎንደር ሀገር በመሄድ ጥምቀትን ማክበር ነው:: ከኢትዮጵያ ካሉ ማህበረሰቦች በሙሉ ተወጣጥተው ወደ ጎንደር በመሄድ ጥምቀትን ለየት ባለ መልኩ ያከብራሉ::

ፓፓዮች ፓፓዮች ከምግብነት አልፈው ለመዋቢያ ስራ ሲውሉ ይስተዋላል እንይም ፊትን ያጠራሉ። ሰውነትን ያቀላሉ ተብሎ ስለሚታሰብ ፓፓያወችን ለውበት መጠቀሚያ አብዛኛው ሴት ይመርጣቸዋል።

ግእዝ ትምህርት። ይሄ ትምህርት አይነት ጥንታዊ የኢትዮጵያ ትምህርት ሲሆንበተለየ መልኩ ከጥንታውያን አባቶቻችን የወረስነው የትምህርት ወይም የቋንቋ ዓይነት ሲሆን አብዛኛውን ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልግሎት እየሰጠ የሚገኝ ነው።

ሳይክል ሳይክል ባለ ሁለት ጎማ መጓጓዣ ሲሆን ይህም ሳይክል ተብሎ የሚጠራው እንደ ሌሎች እንደ ባሶች እንደ መኪናዎች ብዙ ሰዉን የሚያጓጉዝ ሳይሆን አንድ ሰውን ብቻ የሚያጓጉዙ መጓጓዣ ናቸው።

ጥሩምባ ፡-ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን በተለያዩ በአላት በተለይ በገጠር አካባቢ የምንጠቀማቸው ናቸው።

ስእል የመሳል ጥበብ ስእልን የመሳል ጥበብ ይህ የጥበብ ዓይነት ጥቂት ሰዎች ብቻ ይዘውት የሚያደርጉት የጥበብ ዓይነት ነው። ይህም አንዳንድ ሰዎች በተሰጡ የተለየ የተመሳል ጥበብ ሊኖራቸው ይችላል።

ብልጽግና ፓርቲ ብልጽግና ፓርቲ በአሁኑ ጊዜ እየመራ ያለ ፓርቲ ሲሆን ይህ ፓርቲ መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመባል ይታወቃል ይህ የብልጽግና ፓርቲ ብዙ እቅዶችን ይዞ ይገኛል።

ኦርቶዶክስ ሀይማኖት በኢትዮጵያ በብዛት ተከታይ ያለው የሀይማኖት አይነት ሲሆን ይህ ሀይማኖት አብዛኛው የትግራይ ክልል ነው፣ ቀጣይ ደግሞ የአማራ ክልል ሁለተኛ ስፍራን ይዞ ይገኛል።

ቢራ መጠጦች ቢራ ከአልኮል የሚመደብ የመጠጥ አይነት ሲሆን ይህ የመጠጥ አይነት አብዛኛውን ጊዜ ለትላልቅ ሰዎች ብቻ የሚመከር ነው::ይህም ከ18 አመት በላይ ለሆኑት ብቻ ::

የባንክ ህንፃዎች የባንክ ህንፃዎች ለየት ባሉ መልኩ እረጃጅም ሆነው የሚሠሩ የባንክ ህንፃ አይነት ሲሆኑ እኒህም እረጃጅም ሆነው የሚሰሩበትን ያህል ብዙ ቦታስለሚይዙ እና ደመቅ ያለ እና ልዩ ውበት እንዲፈጥሩ ታስቦ ነው።

ፎቅ ቤት ፎቅ ቤቶች ለመኖሪያነት እንዲሁም ደግም ለተለያዩ አገልግሎቶች ሊውሉ ይችላሉ። ለቤትና መኖሪያ ቤት ግን የሚመረጡ ሁለተኛ እና ሦስተኛ ፎቆች ናቸው። ከዚህ በላይ ባይረዝሙ ይመከራል።

እፅዋትን መትከል:- እፅዋትን መትከል ከመሰረተ ልማት ከሚመደቡ ስራዎች መካከል አንዱ ሲሆን ይህም በመላዉ ኢትዮጵያ እፅዋትን በመትከል ኢትዮጵያን የማልማት ዘመቻ ወደ ፊት ማስቀጠል እና ማራመድ ነዉ።

የጭፈራ ሙዚቃ ይኸ የጭፈራ ሙዚቃ ተብሎ የሚጠራው የሙዚቃ አይነት ደግሞ እንደ ጭፈራ ሆኖ ለየት ባለ መልኩ ሰዎችን የሚያስጨፍር የሙዚቃ አይነት ነው። በተለይ በገጠራማው የማህበረሰብ ክፍል ይኸ የጭፈራ ሙዚቃ በሰፋት ይታወቃል።

ረጃጅም ቀሚሶ ረጃጅም ቀሚሶች እንደ ፋሽን መታየት ጀምረዋል። እነዚህ የቀሚስ አይነቶች በረጅም እና በቀጭን ሴቶች የሚወደዱ የፋሽን አይነቶች ሊሆኑ ይችላሉ።

ውሻ፡- ውሻ ከቤት እንስሳ የሚመደብ ሲሆን ፤ አራት እግር ያሉትና እንዲሁም ደግሞ ቤት የሚጠብቅ ለማዳ የሆነ የቤት እንስሳ በመባል የሚታወቅ የቤት እንስሳ አይነት ነው።

ዳይፐር ዳይፐር ህጻናት ጋር ለማድረግ ሱፐርማርኬት የሚገዛ የምርት አይነት ሲሆን፤ ይህም ህጻናት ከሽንት የሚገላግል የሱፐር ማርኬት ምርት አይነት ነው።

የመስኖ ስራ:-የመስኖ ስራ ከግብርና ስራዎች መካከል አንዱ ሲሆን ውሀን ወይም ወንዝን በመስኖ አማካኝነት በማምጣት የሚሰራ የግብርና ስራ ነው። ይኽም በበጋም ወቅት ሊሰራ ይችላል። ክረምትን ብቻ የግድ አይጠብቁም።

ጡንጅት፦ ጡንጅት በኢትዮጵያ ውስጥ ከሚታወቁ የእፅዋት አይነቶች መካከል አንዱ ሲሆን ይህ ጡንጅት የምንለው የእፅዋት አይነት በማጨስ እንዲሁም ደግሞ ለማጠን የሚጠቅም የእፅዋት አይነት ነው ጡንጅት በኢትዮጵያ ተወዳጅ ከሚባሉት እፅዋቶች መካከል አንዱ ነው።

ባህር ዛፍ፦ ባህር ዛፍ በኢትዮጵያ ውስጥ በብዛት ከሚገኙ እዋቶች መካከል ዋነኛው ነው ይህ ባህር ዛፍ ለቤት መስሪያነት፥ ለማገዶነት እንዲሁም ደግሞ ለተለያዩ ኢንዱስትሪ እና ፋብሪካ ውስጥ ሊያገለግል ይችላል።

የአማራ አርማ ቀይ እና ቢጫ ሲሆን ቀዩ ጥንታውያን አባቶቻችን ለእኛ ሲሉ የከፈሉትን የደም መስዋዕትነት ያመለከታል። ቢጫ ደግሞ ብሩህ ተስፋን ያመለክታል።

ዉኃ ዋና:- ዉኃ ዋና ይህ የስፖርት አይነት በብዙዎች ዘንድ ተወዳጅ የሆነ እና እንደ መዝናኛ የሚቆጠር የስፖርት አይነት ሲሆን ዉኃ ዉስጥ ገብተዉ የሚወዳደሩበት የዉድድር አይነት ሊሆን ይችላል።

ህግን ከሚያስከብሩ ተቋማት መካከል ዋነኛዉ እና ቀዳሚዉን ስፍራ የሚገኘዉ ፍርድ ቤት ነዉ። ፍርድ ቤት ህግን የሚያስከብር ተቋም ነዉ። ይህ ተቋም ፍትህን የሚያሰፍን ለተጎዱ አይናቸዉ ላይ እንባ የሚያብስ ተቋም ነዉ።

ሰበር ዜና ሰበር ዜና በድገት የሚመጡ የዜና አይነቶችን የሚገልፅ ሲሆን ይሄም ሰዎች ያልጠበቁት ነገር በድገት ሲከሰት የሚቀርብ የዜና አይነት ነው። ይህም ድገተኛ ሞትን ሊጨምር ይችላል።

የአደዋ ታሪክ የአድዋ ታሪክ በኢትዮጵያ እንዲሁም ደሞ ጎላ ብሎ በአፍሪካ የሚታወቅና የሚኮራበት የኢትዮጵያ ታሪክ ነው ይሄ ጣሊያን ድል የሆነችበት ኢትዮጵያ ደሞ ያሸነፈችበት ነው ።

ወንበር ፦ ወንበር ሰዎች በቤት ውስጥ ሊቀመጡበት እንዲሁም ደግሞ ተቀምጠው የተለያዩ ስራዎችን ሊሰሩበት የሚያስችላቸው የቤት እቃ ነው ። ይሄ የቤት እቃ በቤት ውስጥ ሳሎን ተብሎ ሚጠራው ክፍል ውስጥ ሊቀመጥ ይችላል ።